የኢትዮጵያ ወጣቶች ተራራ ላይ በተሰራ እርከን ላይ ተሰብስበው እየጨፈሩ ሲሆን የኢትዮጵያን ባንዲራም ይዘዋል።

ገጠሩ ላይ ገጠር ውስጥ ያሉ የተለያዩ ተማሪዎች ዩኒፎርም ያለበሱ ግን እጃቸውን ከንድተው ሰልፍ ላይ እንዳሉ የሚያሳይ ምስል ነው ምናየው።

የተለያዩ ወታደሮች መለዮ እንደለበሱ እንዲሁም መሳሪያወችን እንደተሸከሙ መንገድ ላይ በኃላፊያቸው አዛዥነት ተደርድረው ቆመዋል።

ይህ በምስሉ ላይ የምንመለከተዉ ከኢትዮጵያ የሙዚቃ መሳሪያዎች አንዱ የሆነዉ ባህላዊ የኢትዮጵያ የሙዚቃ መሳሪያዎች አንዱ የሆነዉ ክራርን ሲሆን በመጠንም ትንሽ ከፍ ያለ ነዉ።

በምስሉ ላይ የምንመለከተው የኢትዮጵያን ዲጂታል ካርድ መታወቂያን ሲሆን ከስሩም "የሰነዶች ማረጋገጫ እና ምዝገባ ከህዳር 1 ቀን 2017 ዓ.ም ጀምሮ ተቋሙ ከሚሰጠው አገልግሎት ፋይዳ ዲጂታል መታወቂያ ወይም የተመዘገበበትን ማስረጃ ማቅረብ ግዴታ መሆኑን ከወዲሁ እናሳስብለን" የሚል ነው።

ይህ በምስሉ ላይ የምንመለከተው በእንጨት በእጅ የተሰራ በሚመስል ሁኔታ የተሰሩ ጠረጴዛ እና ወንበሮች ለመዝናኛነት የሚያገለግል ቦታ ላይ ፤ እንዲሁም ደሞ ከጀርባ ሰፊ የሆነ ጫካና ተራራ ይታየናል።

አረንጓዴ የሆኑ ብእሎች እንዲሁም እሸት፣ የአተር እሸት ያለበት እንዲሁም ደሞ የተለያዩ ቅጠላቅጠል በአከባቢ ሲታዩ አበባዎችም ይታያሉ።

የትምህርት ቤት ካርድ ሲሆን ፤ የተለያዩ የትምህርት ዘርፎች እንዲሁም ውጤቶች ተጽፈውበታል ፤ በዚህም ደሞ በቀይ በትልቁ አልተዘዋወረችም የሚል ጽሁፍ ያመለክታል።

አንጥረኛ ሲሆን፤ ፍም እሳት፣ የተለያዩ የብረት መቀጥቀጫዎች እና መዶሻዎሽ የያዘ ሰው እና የተለያዩ መሮዎች ይታያሉ።

በምስሉ ላይ የምንመለከታት አንዲት ወጣት ሴት በኢትዮጵያ የባህል ልብስ እንዲሁም የተለያዩ የአንገት ጌጣጌጦችን ያደረገች ናት።

የምንመለከተው የተለያዩ መጠን ያላቸው ጀበናዎችን፤ እንዲሁም እሳት ማንደጃዎችን ሰብስበው ለመሸጥ ያቀረቡ የተለያዩ ሴቶችን ነው።

የተነጠፈ ነጭ ፎጣ ላይ ሌላ የተጠቀለለ ነጭ ፎጣ ለማስደገፊያ አለ። በፎጣው ላይ እግር እና እሱም በውስጥ እግሩ በኩል ሌላ ሰው እያሸው ይታያል።

በምስሉ ላይ የምናየው የአሚኮ የጎንደር ስቱድዮ የተቀረጸ ዜና ሲሆን የተማሪዎች ፈተና ዝግጅት በሚል ርዕሰጉዳይ ነው።

ወንድ አንድ እናት እንድሁም እና ሌላሴት የገብስ ሰብል በተዘራበት አረም እየሰበሰቡ ሲሆን ትልቋ ሴትዮ ቀይ ሻርፕ ለብሰዋል።

ሰዎች ተሰብስበው እና ተቀምጠው አብዛኞቹ ነጠላ ለብሰዋል የተለያዩ ፎጣዎችን ለብሰዋል እንዲሁም ከፊት ለፊታቸው በተለያዩ አይነት ሞሰቦች የተቀመጡ ብዛታቸው የሚለያይ እንጀራ አለ። እና ሰዎቹ ጠቅላላ ማዳ ላይ ናቸው።

ይህ በምስሉ ላይ ያለ በቀይ እና ነጭ እንጀራ ተድረጎ የተለያዩ አይነት ወጦች የተደረገበት የኢትዮጵያ ባህላዊ ምግብ ነው።

በተለያየ መጠን ያለ እንዲሁም እግራቸው የታሰረ የሀበሻ ጎመኖች ከሰማያዊ ሳፋ ውስጥ ተጠራቅመዉ፣ ተከተው፣ ተቀምጠው።

ባዶ እግሩን ያለ ሙሉ ሱሪ እና ነጭ ቲሸርት የለበሰ እንዲሁም በእጁ ሳፋ በሮዝ ቀለም የያዘ ሳፋ ላይ ዘሮችን ይዞ በታረስ መሬት ላይ ዘር እየተከለ ያለ ነው።

ቀይና ነጭ የትምህርት ቤት ልብስ የለበሱ በርከት ያሉ ህጻናት በቀይ እና ሰማያዊ ምስክር ወረቀታቸውን ወደላይ ከፍ አድርገው እያሳዩ ያሉበት ምስል ።

በምስሉ ላይ የምንመለከተው ነጭና ጥቁር ሲንባ ተብሎ የተጻፈበት በእንግሊዝኛ እንደዛ ተብሎ የተጻፈበት የእግርኳስ መጫወቻ ታኬታ ነው።

በዚህ ምስል ላይ የምንመለከተው ማህደር የምግብ ማቀነባበሪያ የሚል አርማ ሲሆን በአማርኛም በእንግሊዝኛ ክርብ የተሰራበት ሲሆን ዋናው ቀለሙ ቀይ ነው የአርማው

እጅግ በብዛት ያሉ የዘንባባ ፍሬዎች ከትልቅ ዘንባባ ላይ ተንጠልጥለው ይታያሉ። እዚህም በተጨማሪ ሌሎች ተከታታይ ዘምባባዎች እንዳሉ ባካባቢው ይታያል።

ወደ 6 የሚሆኑ የተለያየ መጠን ያላቸው ጎጆ ቤቶች ሲሆኑ አንደኛው ከሁሉም ትንሽ ከፍ ብሎ ይታያሉ ወደ ካሜራው የተጠጋው ከሱም አጠገብ የእህል ጎተሮች ይታያሉ።

የፋሲል ከነማ ደጋፊዎች በጎንደር ከተማ ከፋሲል ሀውልት አጠገብ ተሰብስበው ተሰብስበዋል። በዚህ በፋሲል ከነማ የኳስ ክለብ ባንድራ የተለያዩ ልብሶችንም ለብሰዋል።

ቆየት ባለ ጊዜ የተነሳ ፎቶ ሲሆን የተለያዩ የኢትዮጵያ ባህላዊ ልብስ የለበሱ እንስቶች ተቀምጠው፣ ተሰብስበው ይታያሉ። እንዲሁም የሚያልፍ ባስ ይታያል።

የተለያዩ ጌጣጌጦች እንዲሁም ቅርጻ ቅርጽ የተሰሩበት የተለያየ መጠን ያላቸው በዛ ያሉ ቀለበት አይነቶች ናቸው። በጥቁር ማስቀመጫ ላይ ተቀምጠው።

ከላሊበላ አስራ አንዱ ውቅር አብያተ ክርስቲያናት ውስጥ አንዱ የሆነ ቤተክርስቲያን ሲሆን ከፊት ለፊት የተነሳ ፎቶ ነው ።እሱም ከስር ወደ ላይ ከላይ ወደ ታች የተፈለፈለ መሆኑ ይታያል ።

የምናየው የመዝናኛ ስፍራ ይመስላል። እንድሁም በአካባቢው የተለያዩ የተጀመሩ ህንጻዎች እንዳሉ ይታያሉ። ግን በዋነኝነት የመዋኛ ገንዳ ሰማያዊ የሆነ የመዋኛ ገንዳ ነው።

የሥራ ፈጠራ ወጣቶች አዳዲስ የንግድ ሀሳቦችን በመፍጠር የሥራ ዕድልን በማስፋት ለኢኮኖሚ እድገት አስተዋጽኦ ያደርጋሉ።

የተለያዩ የስፖርት ቁሳቁሶች ሲታዩ፤ ከእነዚህም ዉስጥ ኳሶች፣ ሻንጣዎች፣ ጫማዎች ይታዩናል።

የምንመለከታቸው አብዛኛውን ሴት የኦርቶዶክስ እምነት ተከታዮች ሲሆኑ አንድ አዳራሽ ውስጥ ተሰብስበው አዳራሽ ውስጥ ቆመዋል።

ስድስት አረንጕዴ ልብስ የለበሱ የውሃ ሰራተኞች እንዲሁም አንድ ቀይ የለበሰ ሌላ የዉሃ ሰራተኛ በመሳሪያ ታግዘው የከርሰምድር ዉሃ ከመሬት እያወጡ ነው::

ሰዎች በተራራ መሀል አንደኛው ሴትዮ ትልቅ ሴትዮ ናቸውና ምርኩዝ ይዘዋል። እና በተራራው መሀል እየተራመዱ።

ሳር ላይ የተቀመጠ አድስ የተቀመጠ ሞፈር ቀንበር ከእርሻ ከመሄዱ በፊት የተነሳና በጣም የወረደ ኳሊቲ ያለው ፍቶ ነው።

በሁለት ጠርሙሶች እንዲሁም በአንድ ገንቦ እስከ ማሰሪያው እና እስከ ማስቀመጫው የተቀዳ ጠላ የሚል ፅሁፍ በአጠገቡ ያለው የተቀዳውም ጠላ ሲሆን የተቀዳ ጠላ።

የቀድሞ የኢትዮጵያ ሯጮች ሻለቃ ኃይሌ ገብረስላሴ እንድሁም ደራርቱ ቱሉ ቀልድ በሚመስል ሁኔታ የሁለቱም የቦክስ ልምምድ እያረጉ።

በርከት ያሉ በአንድ ካርቶን ላይ በአራት ረድፍ የተሰበሰቡ የተለያየ አይነት መጠን ያላቸው አረንጓዴ የሆኑ ዝኩኒዎች።

ቀሳውስቱ የቅዱስ ጊዮርጊስ ምስል ባለበት ጥላ ተሸፍኖ እንዲሁም ታቦታቱን ተሸክሞ በወጣቶች አጋዥነት ይህን ጥላ እያንቀሳቀሱ ወደ ጥምቀት እየተጓዙ ነው።

ነጭ እንጀራ ከሰሀን ላይ እንዲሁም ከሱ ላይ ደግሞ በጥቁር ሸክላ እንጀራ ተደርጎ ከእሱም ላይ ድንች እና ስጋ ወጥ በምስሉ ላይ ይታየናል።

በአገው ማህበረሰብ አለባበስ ያጌጠች ትልቅ ሴትዮ ስትሆን ከጥራር የተሰራ ጥላ እንዲሁም የባህል ቀሚስ እና የተለያዩ ጌጦችን ከ ቅዱስ ሚካኤል ስዕል ጋር እርጋለች።

በሰማያዊ የውሃ ማጠጫ ቱቦ ላይ የተገጠሙ የተለያዩ ውሃ ማጠጫዎች በአንድ ላይ በቀጥታ መስመር ተደርድረው በውሃ በማጠጣት ላይ ያሉት እና ችግኞቹ በትክክል የጠጡ ይመስላሉ።